ማሽኖች ከምንላቸው ውስጥ አንደኛ የሆነው የልብስ መስፊያ ማሽን ሲሆን የተለያዩ ልብሶችን ሱፍ ለመስፋት በወንዶች ሱሪዎች ላይ የሚፈኑት የፋሽን አይነት ነው የተለያዩ የአልባሳት ፋሽን ነው።

ታዋቂ መሪ አባቶች ታዋቂ መሪ አባቶች ከምንላቸው ውስጥ የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ሲሆን እኒህ አባት በኢትዮጵያ ውስጥ ካሉ ታላቅ አባት ወይም ደግሞ ታላቅ ሰው ነበሩ እና አባይን ጀምረው የሄዱ በጣም የምንወዳቸው መላጣ ሰው መለስ ዜናዊ ነበሩ።

ማበረ ሰብና ቤተሰብ ማህበረሰብና ቤተሰብ ከምንላቸው መካከል እንግዲህ አንዱ የአዊ ማህበረሰብ ሲሆን የአዊ ማህበረሰብ በጣም ትንሽ ህዝብ ካላቸው ማህበረሰቦች ውስጥ አንደኛው ሲሆን ይህ ማህበረሰብ በፍቅሩ በተወዳጅነቱ የታወቀ ማህበረሰብ እንደሆነ ያውቃሉ?

እስፖርት ከእስፓርት አይነቶች ዉስጥ አንደኛዉ የመሰናክል ሩጫ ሲሆን የመሰናክል ሩጫ በተለመዱ በአንዳንድ ሀገራቶች ላይ የሚደረግ የስፖርት አይነት ሲሆን አብዛኘዉን ጊዜ በተመሳሳይ ላይ መሰናክል ተደርጎ የሚሮጥ የሩጫ አይነት ስለሆነ ብዙ ሰወች ሲሮጡት አንመለከትም።

ቤተሰብ እና ማህበረሰብ ቤተሰብ እና ማህበረሰብ ከሚባሉት ውስጥ አንደኛው የዘጌ ማህበረሰብ አብዛኛውን ጊዜ በዘጌ ማህበረሰብ ውስጥ የሚገኝ ሲሆን ይህ ማህበረሰብ በጣም አሪፍ ባህልም ያለው ነዉ። ይህን ማህበረሰብ አይተውት ያውቃሉ?

ሥራ ሥራ ከሚላቸው ውስጥ አንደኛው የኦላይ ሥራ ሲሆን ስራ በዲጂታል ወይንም በኦላይን የሚሠሩበት እርዳታ የምንሠራው ሥራ ስለሆነ ይህ ሥራ አብዛኛውን ጊዜ በኦንላይን የሚያልቅ ሥራ በመሆኑ ብዙ ሰዎች የሚወዱት የሥራ ዓይነት ነው እና በኢትዮጵያ የተለመደ የስራ አይነት ነው። ከዚህ በፊት እርስዎ የኦላይ ስራ ሰርተው ያውቃሉ?

ዜና ዜና አከምላቸው የውጭ የውጭ ሀገር ዜና የሀገር ማለት ሀገር ውጪ ያለ ዜና ይህም በቢቢሲ በሴንኤን የሚዘገቡ የዜና ሲሆን የሚያዝነት በኢትዮጵያ ካልተለመዱ የዜና አንደኛው ወይንም የሚመደሙት የውጪ ሀገር ዜና ይናገሩ

ልዩልዩ መሳሪያዎች ልዩሉዩ መሳሪዎች ከምላች ውስጥ እንያለኙ መጋዝ ሲሆን መጋዝ በኢቶፒያካሉ ልዩሉዩ መሣሪዎች እና ነግሮችን ለመኮራረጥ እና ለመቅጣትፍ የምንጠቅንበት አናዚን ገንበኞች በ በብዛት የሚጠከሙበት ሲሆን አባሁለይ አንድ መጋዝ በምን የሃል ብር የሚገዜ ይመስላቸዋል።

የአልኮል መጠጦች ከምንላቸው ውስጥ አረቄ አንደኛ ባህላዊ የሆነ የአልኮል መጠጦች ውስጥ አንደኛው ሲሆን ይሄ ባህላዊ የሆነ የአልኮል መጠጥ አብዛኛውን ጊዜ በባህላዊ መንገድ የሚሰራ ስለሆነ የአልኮል ፐርሰንቱ ስለማይታወቅ ብዙ ሰዎች ደፍረው ሲጠጡት አንመለከትም። እና የአልኮል መጠኑ ስንት ፐርሰንት ይመስልዎታል?

ፀጉር ፀጉር ከምላጉ አይነቶች አንደኛ እንግዲህ የሴቶች በጣም የሚያምር የፀጉር አይነት ሲሆን አብዛኛውን ጊዜ ሴቶች የተለያዩ ጸጉራቸውን የተለያዩ ታውቁት በመሰራት የሚያስቡበት ሁኔታ

ህግ አስከባሪ ህግ አስከባሪ ከምንላቸው ውስጥ አንደኛው የፌዴራል ፖሊስ የሆኑ የፌዴራል ፖሊስ በአገራችን ውስጥ ከሚሰራም ተወዳጅ ከሆኑ የህግ አስከባሪ ወይም ደግሞ አሪፍ ከሚባሉ የህግ አስከባሪ አካላቶች አንደ ዋነኛ ድርሻ የሚወጣው ነው።

ዜናዜና ከምላች ውስጥ እንግድ ያንደኘው የአየር ትንባያዜና ሲሆን የአየር ትንባያ ዜና በዛሬው ሁለት ወይን እንደግሞ ወደ ፊት የሚከሰተውን የሚናገር የትንባያዜና ን ሜትሮሎጅስቶች ያጠኖትን የሚናገር ሲሆን ይህም በጣም ተወዳጅ የሆነ የዜና ዓይነት ነው እና ከዚያ ፊቴ የሰሙት ሜትሮሎጅስቶ አለ?

የሕግ አስከባሪ የህግ አስከባሪ ከምላች ውስጥ እምዲያለኝው ፖሊስ ሆን ፖሊስ በኢትዮጵያ ካሉ ሕግ አስከባሪ አካላቶች ውስጥ አንደኛው ነው እና ይህ ሕግ አስከባሪ አካል በኢትዮያ በጣም የተወደዱ የሕግ አስከባሪ አካላቶች ውስጥ ስመጥር የሆነ የሕግ አስከባሪ ነው እና ብዙ ሰዎች የኒህ ህግ አስከባሪ ይጠቀሙትናያለን እና ፖሊስ ለመሆን ምነ ያህል አመት ይፈጃል?

ጌጣ ጌጥ ጥቂት ከምላቸው ውስጥ ያለኘው የጣት ቅለበት ሲሆን የጣት ቅለበት በጣት አችለው የሚናደርገው የጣት ጌት ሲሆን ይህም የጣትጌት አብዛኙን ጊዜ ተለመደው በወንዶችና በሴቶች በጋብጫ ስና ሥርሃት ላይ የሚደረግ ሲሆን ከወርቅ ከተለያዩ ነገሮች የሚሠራ ነው እና ውድ የሚባል የጣት ቅለበት ከምን የተሠራ ነው?